ቀይ መስቀል ለህዝቡ የእህል እርዳታ እያደረገ

የኢንዱስትሪ ፓርክ ።

ሙስሊም ምዕመናን በአዲስአበባ እስታዲየም ውስጥ

ቂቤ የተቀባ እንጀራ።

አምስት ሴት እንስቶች የኢትዮጵያ ባህላዊ ልብስ ለብሰው የሚያሳይ ምስል ነው ።

የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምዕመናን ፀሎት እያደረጉ ።

አንዲት ሴት ወተት እያለበች የሚያሳይ ምስል ነው ።

ወንድ አርሶአደር በማሳ ላይ እየተጓዘ

ህፃናት በሩጫ እየተወዳደሩ

አራት የ2024 ፓሪስ ኦሎምፒክ የወርቅ ሜዳልያዎች።

ሴት ኢትዮጵያዊ የኢትዮጵያን ልብስ እያሳየች የሚያሳይ ምስል ነው።

ህጻን ሴት ልጅ ጸጉርዋን በጨሌ ተሰርታ።

የጎንደር ዩኒቨርሲቲ መለያ አርማ

የተለያዩ የኢትዮጵያ ደራሲያን የፃፉቸው ልብ ወለዶች ስብስብ

ፀጉሯን የተተኮሰች ህፃን ልጅ

የአያት አክሲዮን ማህበር መለያ አርማ

አርማዎች በትንንሽና በትላልቅ መጠኖች እንዲሁም በተለያዩ ሚዲያዎች ላይ በግልጽ መታየት መቻል አለባቸው።

የጌታ የኢየሱስ ክርስቶስ የመጨረሻ እራት ስእል አድኖ

የሩጫ ተሳታፊዎች በታላቁ የኢትዮጵያ እየተሳተፉ።

ጥበብ የሰዎችን ስሜት፣ ሐሳብና እይታ በፈጠራ መንገድ የሚገልጽ ሲሆን ባህል ደግሞ የአንድን ማህበረሰብ የአኗኗር ዘይቤ ነው።

የንብ ኢንተርናሽናል ባንክ መለያ አርማ

ሰማያዊ ፣ነጭ ፣ቢጫ፣ ጥቁር ቀለም ያላት ቢራቢሮ

ኢትዮጵያዊት ዘፋኝ ማሪቱ ለገሰ

የቤንሻጉል ጉሙዝ ክልላዊ መንግስት ባዲራ

ሁለት የባህርዳር ኗሪዎች ጣና ዳር እየተዝናኑ

የመብራት ማጥፊያ ማብሪያ ።